በዚህ ምስል ላይ የምንመለከተው ማህበረሰብ አንድ ላይ ተሰብስቦ ለግብርናው ማለትም ለእርሻው የሚያስፈልገውን ነገር እያዘጋጀ ይገኛል ።

በምስሉ ላይ የምንመለከተው ሃይማኖታዊ ቦታ በድሮ ጊዜ አባቶቻችን የሰሩት ቦታ ሲሆን ፤ አሁን ድረስ ሰዎች ከሌላ ቦታ እየመጡ ይጎበኙታል።

ይህ በምስሉ ላይ የምንመለከተው ማስጌጫ ሲሆን በጣም ውብ በሆኑ ነጫጭ አበቦች እንዲሁም ደግሞ ወንበሮች ያሸበረቀ ሲሆን፤ ለሰርግ ፕሮግራም የተዘጋጀ ነው።

ይህ በምስሉ የምንመለከተው ተፈጥሮና አካባቢዋን ሲሆን በጣም የሚያምር የውሃ አካል አለ። እንዲሁም ደግሞ ዳር ዳሩ ላይ በጣም የሚያማርሩ ቤቶች መዝናኛ ቤቶች አሉ።

በዚህ ምስል ላይ የምንመለከተዉ በዉኃ ዳርቻ ላይ የሚገኙ የሚያማምሩ ጎጆ ቤቶችን ለመናፈሻ የሚያገለግሉ ቤቶችን እንዲሁም መዝናኛ ቦታ ነዉ።

አሁን ከዚህ ምስል ላይ የምንመለከተው አረንጓዴ ረጃጅም እና የሚያቃጥል ጣእም ያለው ቃርያን ነው።

እነዚህ በምስሉ ላይ የምንመለከታቸው ወጣቶች አንድ ላይ በመሰብሰብና በመሮጥ ጤናቸውን የሚጠብኩበት ስርዓት ነው።

ከዚህ ምስል ላይ የምንመለከተው አባይን ሲሆን እንዲሁም ደግሞ ከፊት ለፊቱ የአረንጓዴ ቢጫ ቀይ ባንዲራ የለበሱ ሴቶች ምስል በመነሳት ላይ እንዳሉ ነው ።

ይህ በምስሉ ላይ የምንመለከተው መሰረታዊ አገልግሎት የተሰራ ሲሆን ለ ትልልቅ ፣ ለአነስ ለሚል በጣም ብዙ ላልሆነ ስብሰባዎች የተዘጋጀ አዳራሽ ነው።

በዚህ ምስል ላይ የምንመለከተው ተሽከርካሪ ትልልቅ ተሽከርካሪዎች ሲሆኑ፤ ከላያቸው ላይም ጭነት በመጫን ወደየ አካባቢው በመሄድ ጭነታቸውን ያወርዳሉ።

በዚህ ምስል ላይ የምንመለከተው ቡና ቤቶቹንና ምግብ ቤቶችን የያዘ ትልቅየ የሆነ የንግድ ስፍራ ቦታ ሲሆን በውስጡም ብዙ አይነት አገልግሎቶችን ይሰጣል ።

በዚህ ምስል የምንመለከተው ባህር ዳርቻ ያሉትን የሚያማምሩ ቤቶችን እነዚህን ቤቶች ለመናፈሻነት ጎብኝዎች እንዲጎበኞቸው የሚያደርግልን ነው።

ይሄ በምስሉ ላይ የምንመለከተው ንግድና ግብይት ቦታ አትክልቶችን ፍራፍሬዎችን ለማህበረሰቡ በማቅረብ በጥሩ ዋጋ የሚቀያየሩበት የንግድ ግብይት ስርዓት ነው።

ይህ በምስሉ ላይ የምንመለከተው ጣፋጭ ሲሆን ወይም ደግሞ ለተለያዩ ለድግሶች ምናምን በመቅረብ ምግብ ከተበላ በኋላ እንደማጣፈጫነት የሚበሉ ምግቦች ናቸው።

እነዚህ በምስሉ ላይ የምንመለከታቸው የቆሎ ተማሪ የሚባሉ ሲሆን አባቶቻችን በመሄድ ተማሪዎችን ተሰብስበው የቆሎ ትምህርት ያስተምሯቸዋል።

ይች በምስሉ ላይ የምንመለከታት ወጣት ቅንድቧን ጸጉሯን ሹርባ ተሰርታ ለማስታወቂያነት እየሰራች ትገኛለች። ማስታወቂያ እየሰራች ትገኛለች።

በምስሉ ላይ የምንመለከተው ሰፊ ረጅም እንዲሁም በጣም ብዙ የሆኑ ስራዎች የተሰሩበት የመንገድ መሰረተ ልማት ነው ።

አሁን ለዚህ ምስል ላይ የምንመለከተው በውሃ የተከበበ መሬት እንዲሁም መንገድ ያለበት በውሃው ላይ መንገድ ያለበት......

ይህ የምንመለከተው ቡና ቤት በጣም በብዙ ሻማ ሻማ በሚመስሉ መብራቶች ያሸበረቀ እንዲሁም አረንጓዴ የሆኑ ማስዋቢያዎች ያሉት ቡና ቤት ነው።

ይህ በምስሉ ላይ የምንመለከተው ክትባት ከተከተበ በኋላ እንደተከተበ ለማሳወቅ ከላያችን ላይ በቀለም ምልክት የሚደረግብን ነው።

ከዚህ ከምስሉ ላይ የምንመለክታቸው የንግድ እና የግብይት ከንግድ እና ለግብይት የሚያገለግሉ እቃዎችን ማጽጃ የእቃዎች ማጽጃ መሳሪያወች ናቸው።

ቡና ቤቶች ብዙውን ጊዜ መክሰስና ቀላል ምግቦችን የሚያቀርቡ ሲሆን ምግብ ቤቶች ደግሞ ሙሉ ምናሌ ያላቸው የተለያዩ ምግቦችን ያቀርባሉ።

እዚህ ምስሉ ላይ የምንመለከተው ዜና በማቅረብ ላይ የሚገኝ ሰዎችን ነዉ። እንዲሁም ስለ ሲዳማ አፍር ማብራሪያ በመስጠት ላይ የምትገኝ ወጣት

በምስሉ ላይ የምናያቸው ወጣቶች በዉሃ ላይ እየተሸከረከሩ ማለት በዉሀ መጓጓዣ የሚያደርጉትን እኔ ልቅደም እኔ ልቅደም ውድድር ነው።

አሁን በዚህ ምስል ላይ የምንመለከታት ሴት አረንጓዴ ቢጫ ቀይ ያለው ፎጣ ለብሳ ተፈጥሮን እየተመለከተች ትገኛለች።

አሁን በምስሉ ላይ የምንመለካታት ሴት ተኝታ ጀርባዋ ላይ ደንጋዮች ተቀምጠዉባት ይታያሉ። ይህም ሰውነቷን ጀርባዋን የሚደክማትን እንዲቀንስላት የሚያደርግላት ነው። ባህላዊ በባህላዊ መንገድ።

ይህ በምስሉ ላይ የምንመለከተው መጓጓዣ በባህር ላይ የሚያገለግል መጓጓዣ ሲሆን የተለያዩ ከባባድ ዕቃዎችን ከአንድ ቦታ ወደ ሌላ ቦታ ለማጓጓዝ የሚያገለግለን ነው።

አሁን በዚህ ምስል ላይ የምንመለከታቸው ማህበረሰቦች የሃይማኖት ስርአት እያከናወኑ ይገኛሉ።

እነዚህ በምስሉ ላይ የምንመለከታቸው ሰዎች ስብሰባ ላይ ያሉ ሲሆኑ እንዲሁም ደግሞ ለቁም ነገር ቁምነገር የሚወራበት ስብሰባ ነው ። ወይም ደግሞ ባለስልጣኖች ስብሰባ ላይ ያሉ ናቸው ።

በምስሉ ላይ የምንመለከታት ሴት በሙዚቃ ላይ ድምፅ በማውጣት በእጃቸው በመነካካት ድምፅ የሚያወጡበት መሳሪያ ነው ።

የህ በምስሉ የምንመለከተው የመሠረተ ልማት ሲሆን ይህም የመንገድ መሠረተ ልማት ብዙ መኪናዎች እንድጓጓዙ የሚያደርግ ነው።

እዚህ ምስል ላይ የምንመለከተው መሰረታዊ ልማት ሲሆን አከባቢው ላይም ብዙ አይነት ምግብ ቤቶች ፥ ቡና ቤቶች ፥ እንዲሁም ደሞ የተለያዩ የንግድ ቦታዎች ይገኙበታል።

አሁን በዚህ ምስል ላይ የምንመለከተው አረንጓዴ ቅጠል እና ነጫጭ አበባ ያለው በጣም የሚያምር አበባን ነው።

ይሄ በምስሉ ላይ የምንመለከተው ተፈጥሮ እና አካባቢዋን ሲሆን ሰዎች ዝናብ በሚዘንብ ጊዜ አፈሩ እንዳይሸረሸር ድልድይ በመስራት እርከት በመስራት የአፈር መሸርሸር እንድትቀንስ የሚያደርጉበት ባህላዊ መንገድ ነው።

ይህ በምስሉ ላይ የምንመለከተው ጣፋጭ ምግብ በዉስጡ ምስር የያዘ ሲሆን ላዩ ደግሞ የተጠቀለለ ነው። ወይም የተጠቀለለ ከዛም በመጠበስ ሳንቡሳ በመባል የሚታወቅ ለምግብነት ይዉላል።

ይህ በምስሉ ላይ የምንመለከተው ጌጣጌጥ እንዲሁም ደግሞ ቤቶችን ለማስጌጥ የምንጠቀምበት አበባዎች እንዲሁም መጋረጃ መብራቶች ሲሆኑ ለብዙ አይነት አገልግሎት ይውላሉ። ለፕሮግራሞች ይውላል።

ይህ በምስሉ ላይ የምንመለክተው ታሪክ እና መልካምድር በጣም የሚያስገርም የሆን የመኪና መሄጃ የሚያሳይ መልክዓ ምድር ነው። ይህ በምስሉ ላይ የምንመለክተው ታሪክ እና መልካምድር በጣም የሚያስገርም የሆን የመኪና መሄጃ የሚያሳይ መልክዓ ምድር ነው።

ይህ ምስል የምንመለከተው ባህላዊ ምግብ ሲሆን እንጀራው ተቆራርሶ በቅርጽ በቅርጽ ተቆራርሶ ከላይ እንቁላል በማኖር ለግብይት ለንግድ የሚቀርብበት ነው።